የልብስ ማሽን የልብስ ማሽን ሲኖርህ እንግዲህ የተለያዩ የልብስ ፋሽኖችን በተለያየ ጊዜ ብዙ ሰዎች እነዚህ ፋሽን ሲከተሉ እነዚህን ፋሽኖች ሲተገብሩ እንመለከታለን።

የቦረና ዩኒቨርስቲ አርማ በጣም የሚገርመኝ አርማ ነው። ይህ አርማ ቦረናን ዩኒቨርስቲ ለብዙ ዓመት ያገለገል ሲሆን ፤ አድማሱን ከቅርብ ጊዜ የተለመደ ሎጎ ያልተቀየረ በጣም አሪፍ የሆነ አርማ ነው። ይህን አርማ ብዙዎች ይወዱታ እናም ያደንቁታል።

ቡና ነጋዴ ቡና ነጋዴ ቡና ካለባቸው አካባቢዎች ወደሌለባቸው አምጦ ህብረተሰብ የሚያከፋፍል ሲሆን ይህ ሰውም ቡና የሚወዱ ምክንያቱም ቡና አስፈላጊ ነው።

በያይነት ከምግብ አይነቶች ውስጥ አንዱ ሲሆን የተለያዩ የምግብ አይነቶች በአንድ የሚቀርቡበት የምግብ ዓይነት ነው ብዙዎችን ስለዚህ ምግብ የተለያየ አስተያየት ይሰጣሉ የተለያየ ነገር ይናገራሉ በጣም ሃሪፍ ከሆነ የምግብ አይነቶች ውስጥ አንደኛው ነው።

የባህር ላይ ስደት የባህር ላይ ስደት ከስደት አይነቶች አንደኛው ሲሆን ይህ ስደት በጣም የሚያስከፋ የስደት አይነት ነው። ብዙዎች ስለዚህ ስደት ሲናገሩ እናያለን ግን ስለዚህ ስደት አውቆ እና ጠንቅቆ የሚያዉቅ ሰው ይህን ስደት እንደማያደርገው በጣም የሚገርም ሁኔታ ያለ የስደት አስከፊ ስደት ነው።

የጆሮ ጌጥ የጆሮ ጌጥ ሴቶችን ውበት ከሚያለብሳቸው የጌጥ አይነት አንዱ ሲሆን ይህ ጌጥ አንዲት ሴት አምራ ደም ቀን እንድትታይ ለወንዶችም ሳቢና ማራኪ ሆና እንድትታይ የሚያደርጋት የመዋቢያ አይነት ነው።

የታሸጉ ምግቦች የታሸጉ ምግቦች በሱፐር ማርኬቶች ውስጥ ከሚሸጡ ምግቦች አንደኞቹ ሲሆኑ እነዚህ ምግቦች በጣም አሪፍ ከሚባሉ የምግብ አይነቶች ውስጥ የሚመደቡ ናቸው። ሰዎች እነዚህ ምግቦች ሲመገቡ እናያለን። እነዚህ ምግቦች ምንኛ ጣዕም እንዳላቸው ሳውቅ በጣም ደስ አለኝ።

አምቡላንስ :አምቡላንስ አቤት የስንቱን ሰዉ ህይወት ታደገች ስንቱን ነፍስ አዳነች ወላድን ከደም መፍሰስ አዳነች አረ ስንቱ ተዘርዝሮ ያልቃል የአምቡላንስ ዉለታ እጅግ በጣም ብዙ ነዉ። እጅግ በጣም በጣም ብዙ።

ታብሌት፦ ታብሌት ከኤሌክትሮኒክስ ምርቶች ውስጥ አንደኛው ሲሆን ኤሌክትሮኒክስ ምርት በጣም አሪፍ ከሚባሉ ነገሮች ወይም ኤሌክትሮኒክሶች ውስጥ አንደኛው ነው። በጣም አሪፍ ኤሌክትሮኒክስ ምርት ብዙ ሰዎች የሚጠቀሙት የኤሌክትሮኒክስ ትምህርት ነው። በጣምም አሪፍ ነው በጣም ውድ ነው።

ወንድም ወንድም መከታ ነው ፣ወንድም የኋላ ደጀን ነው ፣ወንድም ካለን ኩራት ነው ሚሰማን ፣ደስታ ነው ሚሰማን ፣በጣም ነው የሚያስደስተው ምክንያቱም ወንድማችን ጋሻ መከታችን ነው። ወንድም ያለው ሰው ሁልጊዜም ቢሆን ደስ ብሎት ነው የሚጓዘው በደስታ ማለት ነው።

አቡአቡካዱ ለጸጉራችን ጥንካሩ ለፊሳችን ሁመት ትግ የሆነ የፍራፍሬንስ ሲሆን ለምግብነትም ስንጠቀሙ በtስ መልክ እንዲሁም ዝም ብልህንም ለንጠቀመ እንችላለን አቡካዱ በካፊዎች ሁሉ ሀዘውትሩ እየሚገኝ የመጠጥ አይነት ነው፡፡

እስክቢቶ ግን ባይኖር ትምህርት ይኖር ነበር አራጭራሻ ይኖርም በህምናችን ጽፈኖ ምን ማረውስ እንጌትእጃችን እስፈትሆኑ ልንማር የምንች ነው እስክቪቶ ትልቅ አስተዋፀለው ለትነልት

መኪናችንን አስጊጠን አሳምረን ስናሽከረክረው እረአቤት ያሉው ውበት ድስ የሚል ነው። ምክንያቱም ደግሞ መኪናችን ሳቢና ማራክ ይሆናል። ወንበሮቹ አምረው፣ ሽታቸው ጠሮኑ ሁሉ ሳቢና ማራክ ሆኖን ሊሆን የሚችሉ አለዛ ግን ለመግባት ራሱ አስጠይታ ይሆናል።

የአሳ እርባታ ከግብርና ሥርዓቶች ውስጥ የሚገርም የግብርና ስርት ይግብርና ስርዓት በጣም አሪፍ ከሚባለ የግብርና አይነቶች ውስጥ አንደኛው ስለሆነ ብዙዎች ይህን የግብርና ስርዓት ሲያደንቁት እና ስለዚህ የግብርና ሥርዓት የተለያዩ ነገሩች ሲያደርጉ እንሰማለን በጣም አሪፍ የግብርና ስርዓት ነው።

ባህላዊ ባህላዊ ባህላዊ ባህል መግለጫ መንገዶች አንደኛ ውዝዋዜውን ይባላሉ በጣም በሚባሉት የውዝዋዜ አይነቶች አንደኛው ባህላዊ ወይም ባህላዊ ጭፈራ አንደኛውና ሰፊውን ይይዛል

የፍቅር እስከ መቃብር መፅሐፍ እስከ አሁን ካየኋቸው የልቦለድ መፅሐፍ ሁላ የሚገርመኝ መፅሐፍ ፍቅር እስከ መቃብር መፅሐፍ ነው። በጣም አሪፍ መፅሐፍ ነው። ይህ መፅሐፍ በጣም ብዙ ሰዎች ማንበብ አለባቸው ተብሎ ከሚታሰብ መፅሐፍ የሚካተት ነው።

ሀገራዊ ሙዚቃዎች እነዚህ ሙዚቃዎች በእንባ ታጅበን የምንሰማቸው ሀገራችን ስትወሳስ ስሜታችንን ወረር ሲያደርገን የምንሰማው የሙዚቃ አይነት ሲሆን ይህ ሙዚቃ እጅግ ደስ የሚልም ጭምር ነው ምክንያቱም ካላችሁ ደግሞ የሀገር ስሜት ነዋ!

የላሊበላ ውቅር አብያተ ክርስቲያን ህንፃን ባየሁ ቁጥር የኢትዮጵያ የቀድሞ የስነህንፃ ጥበብ የምመለከትበት እና የኢትዮጵያ የቀድሞ የስነ ህንፃ የማስብበት እና በጣም አሪፍ ከሚባሉ ስነ ህንፃ ግንባታዎች ውስጥ አንደኛው ይህ ስነ ህንፃ ግንባታ ነው።

የአንገት ሀብል የአንገት ሀብል በተለይ ሴቶች አዘውትረው የሚለብሱት የአንገት ሀብል ሲሆን ይህ ሀብል ሴቶች በሩቅ አምረው ደምቀው ድምቅምቅ ብለው እንዲታዩ የሚያደርጋቸው ጌጥ ነው።

ብርችቆ በቤት ውስጥ ከምንጠቀምባቸው የቤትቃዎች ውስጥ እና በጣም ጥንቃለት የሚያስፈልጋቸው የቤትቃዎች ውስጥ አንድኛው ነው። አንዲ ከወደሚ የማይነሳ የቤትቃ በመሆኑ ብሱ ሰዎች ይህንን የቤትቃ የማይወዱት የቤትቃ ነው። በጣም በጣም አስፈላጊት የሁነ ጥንቃቄ የሚያስፈልገው የቤት ውስጥ ነው።

የጭቃቤት የጭቃቤት ከመኖሪያ ቤቶች ውስጥ አንደኘው ሲሆን ይህ መኖሪያ ቤት በጣም አሪፍ ከሆኑ መኖሪያ ቤቶች ውስጥ የሚቆጠር ነው እና ይህም መኖሪያ ቤት ብዙዎች የሚወዱት መኖሪያ ቤት ስለሆነ ስለዚህ መኖሪያ ቤት ብዙዎች ይናገሩለታል ያደንቁታል ሲያደንቁትም የምንሰመው መኖሪያ ቤት ነው፡፡

ቴሌቪጂ እዚህ ቤታቹን ቁጭውላን አዓለም ላይ ምእንደተፈጠረ ምን እንደተደረገው ቁጭውላን ከመኩምለን ፊልሞን ስብንል ምንፈልግ ሙዚቅ ሆን እንደ ፈለግን የየርን የፈለግ ነውን ነገር ለመየት የምነጠቀም በት ድንቅ የሆነ ኤሌክትሮኒክ ስቃኑ